የ ባህር ዳር ዮኒቪርሲቲ ለ ረጅም ዘመናት ስያስተምር የቆየ ሲሆን በውስጡም ዘንዘልማ ካምፓስ ፣ ሰላም ካምፖስ ፣ፔዳ ሳምፓስ እና የተለያዩ ካምፓሶች አሉት።

የልብስ መስፊያ ማሽን ከማሽኖች የሚመደብ አንዱ ሲሆን ልብሳችን ሲቀደድ ወይም አዲስ ልብስ በተለያየ ዲዛይን መስራት ስንፈልግ የምንጠቀምበት ማሽን ነው።

ከዱር እንስሳዎች መካከል አንዱ የሆነው ጅብ ሲሆን ጅብ ለየት ያለ ሳቅ አለው ደግሞ በጥንካሬው የሚታወቃል ነገር ግን ወደ ሐረር አካባቢ እንደ የቤት እንስሳ አላምደው ያኖሯቸዋል።

አዝማሪዎች በቡና ቤቶች ላይ ብዙ ጊዜ ለመጠጣት የሚገቡትን ለማዝናናት ወይም በድምጻቸው እያንጎራጎሩ የሚያገለግሉ ሰዎች ናቸው።

ጨሌ ከጌጣጌጥ አይነቶች ውስጥ አንዱ ሲሆን የፀጉራችንን ለማስዋብ ጨሌ አድርገን ቁጥርጥር ስንሰራ አብረን አድርገን ስንሰራው ሴቶች ላይ ያምርብናል ማለት ነው።

የአዲስ አበባ ዩኒቨርሲቲ የቆየ ዩንቨርስቲ ሲሆን ይህ ዩንቨርስቲ ለመጀመሪያ ጊዜ የስጋ ደዌን ተመራምሮ የተገኘበት ወይም ሚያጠና ዩንቨርስቲ ነው ።

ከመሰረታዊ አገልግሎቶች መካከል አንዱ የሆነው የመብራት አገልግሎት ነው። ሰዎች በየቢታቸው ሲጨልማቸው ማታ አብርተው እንዲገለገሉበት ይጠቅማል ማለት ነው።

እስክርቢቶ ከፅህፈት መሳሪያዎች ዉስጥ አንዱ ሲሆን ቀለሙ የተለያየ ሊሆን ይችላል፤ ግን ሀሳባችንን ወረቀት ላይ እንድናሰፍር የሚረዳን የፅህፈት መሳሪያ ነዉ።

አንድ ገበሬ ዘርቶ በሚያርስበት ጊዜ ጉልበቱን ለመቆጠብ ትራክተር መጠቀም ይችላል ማለት ነው። ይህ ለግብርና የሚያገለግል የእርሻ መሳሪያ ነው።

በክርስትና ሃይማኖት ላይ ከምንገልገልባቸው እቃዎች መካከል መዘመርያ ዕቃዋች አንዱ ከበሮ ሲሆን ከበሮ ከበሬ ቆዳ ከተቻለ ከጅብ ቆዳ ይሰራል።

አንድ መኖሪያ ቤት ሲባል፤ የተለያዩ ክፍሎችን መያዝ የሚችል ሲሆን፤ መሬት ላይ ብቻ ሊሆን ይችላል። ከእርሱ በላይ ፎቆች ጨምሮ ሊኖረው ይችላል። በአብዛሀኛው ጊዜ አንደኛ ፎቅ እና ሁለተኛው ፎቅ ነው የሚኖረው።

ፖሊሶች ማለት ሰዎች ጥበቃነት ሲፈልጉ የሚጠሩ እንዲሁም ደግሞ ህገወጥ ነገሮች ሲፈጠሩ የሚያስተካከሉ አስከባሪዎች ማለት ናቸው።

ጭስ በቡና ቤቶች ላይ በዋናነት ከምንጠቀማቸው አንዱ ነው። ጭስ ሲጨስ ሰዎችን በሽታው ከሩቅ ይጠራል ማለት ነው።

ሴቶች ልጃቸውን ክርስትና ካስነሱ በኃላ ወደ ቤት ሲሄዱ ቤት የምታያቸው ሰዎች ቤቱን አስበው አስጌጠው እናትና ልጅ ይቀበሏቸዋል ማለት ነው።

የግራዋ በአብዘሀኛው ጊዜ ለባህል ህክምናነት ይጠቀሙታል ፤ አንዳንድ ጊዜ የሆድ ቁርጠት ሲኖር ምናምን ባህላዊ ሀኪሞች እሱን ጨምቀው እየሰጡ ለሰዎች ያድኗቸዋል።

የውሃ ማፊያ ቦይለር ከኤሌክትሮኒክስ ምርቶች ውስጥ አንዱ ሲሆን ውሃ አድርገን በትንሽ ደቂቃ ብዙ ኤሌክትሪክ ሳይፈጅ በፍጥነት የሚያፈላልን ነው።

ከተለያዩ የቤት መኖርያዎች ውስጥ አንድ የሆነው አፓርታማ ሲሆን አፓርታማ ጽድት ያለ ቤት ሆኖ ሰዎች በራቸውን አውጥተው ፅድት ያለ ህይወት የሚኖሩበት ቤት።

ዋንዛ እጽዋት ውስጥ አንዱ ሲሆን ህጻናት ልጅ እያሉ ሳያድጉ ገና ፍሬዋን እየበሉት የሚያድጉት ሰፊ ትልቅ ዛፍ ነው።

ውሻ ከቤት እንስሳዎች ውስጥ አንዱ ሲሆን የሚታወቀውም በታማኝነቱ ነው። በጣም ታማኝ ነው ለባለቤቱቹ እንዲሁም ታዛዥ ነው።

በስነ ህንፃ እና ግንባታ ጊዜ አንድ ህንፃ ሲገነባ ብረቶች በጣም ትልቅ አስተዋጽኦ አላቸው ፌሮ ተብለውም ይሸጣሉ እና ጠንካራ ህንፃ ለመስራት እንደመሠረት ናቸው ።

ሳህን ከቤታችን ከምንገለገልባቸው ዕቃዎች ውስጥ አንዱ ሲሆን፤ ለመመገቢያነት የምንጠቀመው እንዲሁም ደግሞ ምግቦችን ለሰው ለመስጠት የምንጠቀምበት የቤት ዕቃ ነው።

በሆቴል ማናጅርነት አንድ ሆቴል መቅጠር ቢፈልግ እና ሰው ባይኖረው ያሆቴል ማናጀር ወይም ማናጅመት ወይም አስተዳደር ስኪል ያለው ሰው ማስታወቂያ ይጠይቃል ማለት ነው ማስታወቂያ አውጥቶ።

ናፍጣ ወይም ነዳጅ በገበያ ላይ ለንግድና ለግብይት ከሚሉት ዕቃዎች ሸቀጣሽቀጦች ውስጥ አንዱ ነው ።እና ሰዎችም ገዝተው ይገለገላሉ።

ሱፐር ማርኬቶች ውስጥ ሂደን ልንገዛ ከምንቸላቸው እቃዎች መካከል አንዱ ዕቃችንን በስርዓት አጥበን ፣ ፅድት አድርገን እንድንጠቀም የሚረዳን የተለያዩ የዱቄትም ሆነ የፈሳሽ የእቃ ሳሙናዎችን እናገኛለን ።

ለስላሳ መጠጦች መካከል አንዱ የሆነው ፔፕሲ ሲሆን ፔፕሲ ወደ ኮካ የሚያደላ ጣህም አለው እና ደሞ በአንድ ካምፓኒ ዉስጥ የመረታሉ።

በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዞ ከሚደረግባቸው ቦታዎች አንዱ እና ዋነኛው የሆነው ዋልድባ ገዳም ነው ። ዋልድባ ገዳም በአባ ሳሙኤል ነው የተቆረቆረው ።

ሽንኩርት ለንግድ እና ግብይት ውስጥ ከሚውሉት የምግብ አይነቶች ውስጥ አንዱ ነው ። እና ሽንኩርት ሰው በጣም ተጠቃሚ ስለሆነ በየጊዜው ይለዋወጣል ማለት ነው ገቢያ ላይ ።

በኢትዮጵያ ታሪክ ውስጥ ትልቁን ቦታ የሚይዘው አንዱ የአድዋ ድል በዓል ሲሆን ኢትዮጵያውያን የጣሊያንን ወረራ የተቃወሙበት ጦርነት ነው።

በድሩ ጊዜ ሰዎች ከሚገበያያቸው እቃዎች መካከል አንዱ ሸክላዎች ናቸው ።እነዚህ ሸክላዎች በድሮ ጊዜ ግብይት እንደነበረ ማሳወቂያ ፕሩፍ ናቸው ።

ግራር ከእጽዋት ውስጥ አንዱ ሲሆን እሾሃማ ነው። በአብዘሃኛው ጊዜ በደረቃማ አካባቢዎች ነው የሚበቅለው ውሃ ባለው አካባቢ አይዘወተርም ግን ይኖራል።

በሀይስኩል ደረጀ ትምህርት ቤቱን እንዲያስተዳድርልን የምንመርጠ ዳይሬክተር አለ። ይህ ዳይሬክተር ስራ ሲለቅ ሊሆን ይችላል። ወይም በተለያዩ አጋጣሚዎች ስይኖር ሲቀር ትምህርት ቤቱ ማስታወቂያ ያወጣል።

ትምህርትቤቶች ላቦራቶሪ በሚያሰሩ ጊዜ ለተማሪወቻቸው ላቦራቶሪ ተክኒሽያን ሲያጡ ወይም ሲያጥራቸው ማስታወቂያ ይለጥፋሉ እና ሰወችም መጥተው ሙያ ያላቸው ይቀጠራሉ ማለት ነው።

የላሊበላ ውቅር አብያተ ክርስቲያን በጣም ተጎብኝ ከሆነ ቦታዎች ዉስጥ አንዱ ነው። የኢትዮጵያ ቅርስ ውስጥም እንድሁ ተብሎ የተመዘገበ ቦታ ነው።

ዶርማችን በጣም አስቀያሚ ሲሆን ለማንበብ ስለማይመች በተለያዩ ነገሮች ስናስጌጠው ዓይናችን የሚስብ ሆኖ አይምሮአችን የሚያድስ ለማንበብ የሚመች ቦታ ይሆናል።

ነጠላ ጫማ በአብዛኛውን ጊዜ በቤት ዉስጥ ከምንለብሳቸው ጫማወች ማካከል አንደኛው እሱ ነው። እግራችንን ለመታጠብ ቀለል ያለው እሱ ነው። እንዲሁም ቶሎ መቀየር እንችላለን።

ባንኮች የተቀጣሪ ሲፈልጉ ማለትም ያላቸው ሰው አለሰበቃቸው ሲል አዲስ ሰው ለመጨመር ሲፈልጉ ማስታወቂያ ያወጣሉ ስራ ፈላጊዎችን።

የኦሮሚያ ህዝብ ማህበረሰብ የተለያዩ ባህል፣ ወግ ያላቸው ሲሆኑ በአንድ ተሳስበው የሚኖሩ ማህበረሰቦች ናቸው። እንዲሁም የተለያዩ ባህላት አሉ የእሬቻ ባህሎች አሏቸው።

ሰዎች የተለያዩ መረጃዎችን ወይም ሐሳባቸውን የተለያዩ መንገዶች መግለጽ ይችላሉ። ከእነርሱ መካከል ለሃይማኖታዊነት አገልግሎት የሚውለው ሃይማኖታዊ ይዘት ያሉት ጋዜጣዎች ናቸው። እነዚህ ጋዜጣዎች ለግቢ ጉባኤ ምናምን ይቀርባሉ።

ሳክስፎን ሙዚቃን ለመጫዎት ከሚረዱ መሳሪያዎች ውስጥ አንዱ ሲሆን በጣም ጠቃሚው እና የተለየ ድምፅ ያለው ደስ የሚል የሙዚቃ መሳሪያ ነው።

አዲስ ቤት ሰርተህ ስትገባ በአብዛኛው ጊዜ ቤታችንን በተለያዩ ከለሮች በተለያዩ እቃዎች ብናስጌጠው ስንገባ ቤታችን ጥሩ ሆኖ አዲስ ዉብ ሆኖ ልናየው እንችላለን ማለት ነው::

በሃይስኩል ደረጃ መምህራን ተማሪዎችን የሚያስተምሯቸው መምህራን ሲባሉ በዩኒቨርስቲ ደረጃ ደግሞ ተማሪዎችን የሚያስተምሯቸው ሌክቸረሮች ይባላሉ።

ዩኒቨርስቲ ተማሪዎች ተምረው ከጨረሱ ቡሀላ ሲመረቁ የተለያዩ አይነት ዲኮሬሽኖችን እየሰሩ የሚያከብሩበትን ቦታ አስጊጠው ቀናቸውን ያሳልፋሉ።

ሆስፒታሎች ከመሰረተ ልማት ዉስጥ አንዱ ሲሆን እነዚህ ሆስፒታሎች ሰዎች ሲታመሙ ወይም ጤናቸው ሲታወቅ ሄደው የምታከሙባቸው ቦታዎች ናቸው::

ዴርቶ ጋዳ የሚለው መጽሐፍ በይስማከ ወርቁ የተፃፈ ሲሆን ተከታታይ መጽሐፍ ነው። እንዲሁም በጣም ደስ የሚል አጓጌ ልብ ወለድ መፀሐፍ ነው።

ብረትድስት ከቤት እቃዎች ዉስጥ አንዱ ሲሆን ምግብ ለማብሰል የሚጠቅመን ዕቃ ነው:: እና በተለያየ አይነት ሳይዝ ይኖራል ማለት ነው::

ላውንደሪ የልብስ ማጠቢያ ማሽን ሲሆን ይህ መሳሪያ የሚያገለግለው የቆሸሸ ልብሳችንን አፅድተን አንዲናጥብበት ጉልበታችንን የሚቆጥብልን መሳሪያ ነው

ብዙ የተለያዩ የጥበብ አይነቶች አሉ ፤ግን ከነዛ መካከል አንዱ የእጅ ዕደ ጥበብ ይባላል። የተለያዩ እቃዎችን በማምጣት በጭቃም ሊሆን ይችላል የተለያዩ ቅርጾችን መሥራት ነው።

በኢትዮጵያ ከሚታወቁ ታላላቅ መሪዎች መካከል እንደኛ የሆነው ዳግማዊ አፄ ምኒልክ ሲሆን የአድዋን ጦርነት መርቶ ያስተናገደ መሪ ነው ።

የሀረሪ ማህበረሰቦች አብዛኛውን ጊዜ ቢጃማቸው በጣም የሚያማምር እንዲሁም ደግሞ ቆንጆ ቆንጆ ሴቶች የሚገኙበት ሀገር ናት።

ሲሚንቶ በስነ ህንጻ እና ግንባታ ጊዜ በጣም ማስፈላጊ የሆነው እቃ ወይም ተቦክቶ ለመሰራት የሚያገለግለን ማቴርያል ነው።

ደብረ ሊባኖስ ገዳም በኢትዮጵያ ኦርቶዶክስ ተዋህዶ የተመሰረተ ገዳም ነው:: እና በአብዛኛው ጊዜ በዓመት ዉስጥ ብዙ ጎብኝዎች እየሄዱ የምጎበኙት እንዲሁም የኦርቶዶክስ ሃይማኖት ተከታይ የሆኑት እየሄዱ የሚጎበኙት ገዳም ነው::

ከቤት እቃወች ከምንገለገልባቸው መካከል ኣንዱ ምጣድ ሲሆን፤ ምጣድ የኤለክትሪክ ምጣድ ሊሆን ይችላል እንዲሁም ደግሞ በምድጃ የምንጋግርበት ምጣድ ሲሆን አንጀራ ለመጋገር ይጠቅመናል።

የእስልምና ሃይማኖት የቆየ ከክርስትና ቀጥሎ የገባው ወደ ኢትዮጵያ የገባ ሃይማኖት ሲሆን በጣም የተስፋ ሃይማኖት ነው። በአብዛኛው ወደ ወሎ አካባቢ ምናምን ተስፋፍቶ ይገኛል።

አንበሳ ከዱር እንስሳት መካከል ውስጥ አንዱ ሲሆን ጎፈሬ ያለው ሲሆን እንዲሁም የጫካው ንጉስ በመባል የሚታወቀው እንስሳ ነው።

ሴቶች በአብዛኛውን ጊዜ ሃብታም ሴቶች ሲሆኑ ጌጣጌጦችን ያረጋሉ እና እግር ላይ የሚደረግም ሀብል አለ:: ከዛ ዉስጥ አንዱ እሱ ነው እና እግራቸውን ዉበታቸውን ከጠበቁ ቡሀላ ሀብል ሲያደርጉበት ደግሞ ያምራል::

ሴቶች ፀጉራቸውን በሚሰሩ ጊዜ የተለያየ ዓይነት አከፋፈል ኖሮት በተለያየ አይነት ዲዛይን እንዲሰሩት የሚረዳቸው መሳሪያ መክፈያ ይባላል:: መክፈያ ቅርፁ ቀጭን ሆኖ መስመር ለመስራት ይጠቅማል ማለት ነው::

ሰዎች የተለያዩ ጥበቦችን ተጠቅመው ስእል ይስላሉ። ስእልም አንድ የጥበብ ዓይነት ነው። ምክንያቱም ማንኛውም ሰው መሳል አይችልም ጥበብ ይጠይቃል። አስተውሎ ረጋ ብሎ መሳል አለበት ማለት ነው።

የአማራ ክልል ማህበረሰቦች በአብዛኛው ጊዜ የጎጃም ባህል ያላቸው የጎንደር ባህል ያላቸው የተለያየ አይነት ባህል ያላቸው ሲሆኑ አንድ ላይ ተሳስበው የሚኖሩ ህዝቦች ናቸው ::

በአሁኑ ሰአት ከምንጠቀማቸው የለስላሳ መጠጦች መካከል አንዱ ፋንታ ሲሆን ፋንታ በጣም ጣፋጭ የሆነ ከለሩም ብርቱካናማ የሆነ መጠጥ ነው።

ዘይቱን ከፍራፍሬዎች ዉስጥ አንዱ ሲሆን አብዛኛውን ጊዜ የሚወጣው በክረምት አካባቢ ነው:: ይህም ውስጡ ላይ ፍሬ ፍሬዎች ነገር አሉት:: እናም ጣፋጭ ነው::

በኢትዮጵያ ኦርቶዶክስ ተዋህዶ ሀይማኖት ላይ ከሚጠቀሟቸው ዕቃዎች መካከል አንዱ ጽናጽል ሲሆን ጽናጽል ከብረት ሙሉ ለሙሉ መሠረት ይችላል። ከእንጨትም ጋ ተጨምሮ ይሰራል እና ልዩ ዜማን እንድናዜም ይረዳናል።

እስቶቩ ከቤት ዕቃዎች ውስጥ አንዱ ሲሆን ምግባችንን ለማብሰል፣ ውሃ ለማፍላት፣ ሻይ ለማፍላት ለሚጠቅመን የቤት ውስጥ ዕቃ ነው።

ሰወች ድግስ በሚጠሩ ጊዜ፤ ሌሎችን ሰወች ወደ ቤታቸው ድግስ በሚጠሩ ጊዜ ሰወች ሲገቡ ደስ ብሎላቸው አይናቸውን የሚያሳርፉበት የተለያዩ ገጣጌጦችን ያስቀምጣሉ ህፃናት ሲኖሩ በተለይ ይደረጋል።

ሆቴሎች በአብዛኛው ጊዜ ብዙ ከስተመር በሚኖራቸው ወይም ተስተናጋጅ በሚኖራቸው ጊዜ ብዙ አስተናጋጅ ይፈልጋሉ እና የአስተናጋጆች ሰርቢስ መስጠት የሚችሉ ማስታወቂያ አወጣሉ እና እነሱም መጥተው ይቀጠራሉ ማለት ነው።

የሹርባ ስርየት የፀጉር ስርየት አይነቶች ውስጥ አንዱ ሲሆን በአብዛኛው ሴቶች ፀጉራቸውን ጎንጉነው አምሮባቸው የሚወጡበት ስታይል ነው ::

ዣንቶዣራ የምንለው መጽሐፍ ደስ የሚል አጻጻፍ ያለው የዴርቶጋዳ ተከታታይ መጽሐፎች ውስጥ አንዱ ሲሆን ፀሐፊው ይስማእከ ወርቁ ነው።

ከቤት እቃዋች መካከል አንዱ የሆነው ፍርጅ ነው ::ፍሪጅ ምግባችንን እያቀዘቀዘ እንዳይበላሽብን የሚያስቀምጥልን የቤት እቃ ውስጥ የሆነ አንዱ ነው ::

በኢትዮጵያ ኦርቶዶክስ ተዋህዶ ቅዳሴ ተቀድሶ በሚቆምበት ጊዜ ካህናት መቋሚያ ይዘው ይቆማሉ። እሱም ለአንዱ የመገልገያ የቤተ ክርስቲያን እቃ ነው።

ፋሽን ዲዛይነሮች በጣም ከሚታወቁባቸው ነገሮች መካከል አንዱ ልብስን እየቆራረጡ በተለያየ ቅርጽ መስራት ነው። እናም ለዛ የሚጠቀሙበት መቀስ ነው።

በፋሽን ሾው ጊዜ የተለያዩ ውብ የሆኑ ሱሪዎቸን እና ቀሚሶችን እንዲሁም ሌሎች ዲዛኖችን እየሰሩ የሚያቀርቡት ዲዛይነሮች ይባላሉ፡፡

ታንኳ በባህር ላይ ሰዎች ከአንድ ቦታ ወደ አንድ ቦታ በቀላሉ በመሬት ዙሪያ ጥምጥም ሳይሄዱ ወይም ደሞ ወደ ደሴቶች ለመሄድ ሲፈልጉ ትንሽ ሰዎችን ይዛ የምትሄድ ተሽከርካሪ ናት።

የመጀመሪያ ደረጃ ትምህርት ቤት ማለት ሁለተኛ ደረጃ ከማለፋቸው በፊት ህጻናትን ከኬጂ አወጠው አይምሮአቸውን የሚያጎሉበት ከፍላለህ ትምህርት የሚያዘጋጁበት ቦታ ነው።

በኢትዮጵያ ዉስጥ በጣም አስገራሚ ከሆኑ ባህሎች መካከል አንዱ የጋብቻ ባህል ወይም አንድ ወንድ አንድን ሴት ሲጠይቃት የሚያመጣው የተለያዩ ሀብቶች የተለያዩ ሕግች አሏቸው እንደየ ቦታው::

ወደ ደቡብ አካባቢ ሴቶች ለዉበት ከሚጠቀሙባቸው ዕቃዎች ጌጣጌጦቹ መካከል አንዱ በሸክላ የሚሰራ ከብት ጌጣጌጥ ነው። እሱን ጆሯቸው ላይ አድርገው እንደ ጌጣጌጥነት ይጠቀሙታል።

በሬዎች ግብርና ላይ በጣም ትልቅ አስተዋጾ አላችው ምክንያቱም በገጠር አካባቢ እርሻ የሚካሄደው ሁለት በሬዎች ታረሰው ተጠምደው እነሱ በሚራመዱ ጊዜ ነው፡፡

ሴቶች በአብዛኛው ጊዜ የተለያዩ ፕሮግራም ሲኖራቸው፤ የእራት ግብዣ ምናምን ሲኖራቸው የሃይሂል ልብስ ሃይሂል ጫማ ለብሰው ቀሚሳቸው ረዥም ስለሆነ ረዥም ጫማ ለብሰው ይሄዳሉ ማለት ነው።

የከብት እርባታ ከግብርና ውስጥ አንዱ ሲሆን ከብቶችን እንዲራቡ እያደረጉ፣ እየመገቡ፣ እየደለቡ፣ ሳር እንድግጡ ምናምን የተለያዩ ማድለቢያወችን እየተጠቀሙ አባዝቶ መሸጥ

ኢትዮጵያ ካፈራቻ ዘፋኞች አንዱ ነዋይ ደበበ ሲሆን ብዙ ሙዚቃዎችን ለኢትዮጵያ ማህበረሰብ እንዲሁም ላለማቀፍ አበርክቷል ማለት ነው

በኦርቶዶክስ ተዋህዶ ቤተክርስቲያን ላይ ከሚጎበኙት ቤተክርስቲያን አንዱ ዳጋ እስጢፋኖስ ነው። ዳጋ እስጢፋኖስ ገዳም ነው በጣም ልዩ ውብ የሆነ ገዳም ነው።

ባሁኑ ሰአት በባህርዳር ላይ የመሰረተ ልማት ውስጥ አንዱ መንገዶችን አሪፍ አድርጎ መስራት እና የተለያዩ መንራቶችን በማድረግ ሰዎች በሚጓጓዙ ጊዜ በነጻነት እንዲጓዙ እንዲሁም የሚያምር ቦታን ከመፍጠር እየተሞከረ ነው።

ባልና ሚስቶች ከተጋቡ ብዙ ዓመታት ሲሆናቸው ለምሳሌ ሃያ ዓመት አምሳኛ አመታቸውን ሲያከብሩ ልጆቻቸው በተለያየ ጌጣጌጥ ቤታቸውን እነሱን ይጋብዟቸዋል ወይም ያከብሩላቸዋል ማለት ነው።

ሱፐርማርኬት ውስጥ ከሚሸጡ የተለያዩ የእቃ አይነቶች ውስጥ አንዱ የፈሳሽ ሳሙናዎች ናቸው ። እነዚህ ፈሳሽ ሳሙናዎች ልብሳችንን ለማጠብ እንጠቀምባቸዋለን እና እነዚህ ሳሙናዎች በተለያየ አይነት መርጠን ልንገዛ እንችላለን ማለት ነው ።

ስራ አጥ የሆኑ የሲቪል እንጂነሪንግ ተማሪዎች ተመርቀዉ ከወጡ በኋላ በተለያዩ ቦታዎች ሂደዉ ሲቪል ኢንጅነሪንግን እንደጨረሱ አሳይተዉ ስራ የሚያገኙበት ማስታወቂያዎች የተለያዩ ቦታ ላይ ይገኛሉ።

የዶክተርነት ስራቸው ታካሚዎችን ማከም በሽተኛዎችን ማስተካከል ማለት ወደነበሩበት ጤነኝነታቸው መመለስ ነው።

በአብዛኛው ጊዜ ቤትና መኖሪያ ቦታዎች የሚኖሩትኝ ወደከተማ አካባቢ በጣም ተጠጋግቶ ነው ምክንያቱም ለቀላል ብዙ ነገሮችን ከተማ ላይ ማግኘት እንችላለን። ወደ ገጠር ደግሞ ተራርቀው እናገኛቸዋለን።

አሜን ሆቴል ከምግብ ቤቶች ሰዉ ምግብ በልቶ ከሚጠቀምባቸዉ ቦታዎች ዉስጥ አንዱ ሲሆን የሚገኘዉም በባህርዳር ከተማ ነዉ።

አንድ ትምህርት ቤት ተማሪዎችን ለማስተማር ከተለያየ ቦታ ይመዘግባል። ነገር ግን መምህራን ቁጥር ሲያንሰዉ የመምህራን ማስታወቂያ ያወጣል ማለት ነዉ። ሌላ አዲስ መምህር ለመቅጠር።

በአሁኑ ሰአት ብዙ እውቅና እያገኘ የመጣው አድሱ የሶሻል ሚዲያ ወይም የማህበራዊ ሚዲያ ውስት አንዱ ፒንተረስት ነው። አድስ ባይሆንም ግን በጣም ታዋቂነትን እያገኝ ነው። ለቢዝነስም ሰዉ እየተጠቀመበት ነው።

ጫማዎች ከሽፍን ጫማዎች ውስጥ አሰራራቸው በአብዛኛው ሶል ይኖራቸዋል ከሶሉ በታችም ትንሽዬ ስስ ሶል ይኖራል እንድሁም ማሰሪያ ይኖራቸዋል ማለት ነው።

ድንጋዮች በስነህንጻ ግንባታ ላይ ትልቅ ሚና ነው ያላቸው ።መሰረት ለማውጣት ይጠቅማሉ። የመሰረት ድንጋይ በተለይ ቤቱን ቀጥ አድርጎ ለመያዝ ይጠቅማል።

ቤት በሚሰራ ጊዜ መጨረሻ ለማስዋብ እኔዲሁም መሬቱን ለማሳመር ከምንጠቀመዉ እና ጠንካራ የሆኑ ሴራሚክ ሲሆን ሴራሚክ በቤት ሙሉ ተነጥፎ በነጭ የተለያየ ከለር ይለጠፋል ማለት ነዉ።

ትርንጎ ከፍራፍሬ አይነቶች ዉስጥ አንዱ ሲሆን ራሱን የቻለ በተፈጥሮ የመጣ የተፈጥሮ ነው ግን ተዳቅሎ የመጣ የፍራፍሬ አይነት ነው።

ከማህበራዊ ሚዲያዎች ዉስጥ አንዱ የሆነው ፌስቡክ ሲሆን ፌስቡክ ሰዎች ከተለያየ ሃገር የሚተዋውቁበት የተለያየ መረጃዎችን ሸር የሚያደርጉበት ድህረገጽ ነው።

መርከቦች ከአንድ ቦታ ወደ አንድ ቦታ ብዙ ሰዎችን ይዘው ለመሻገር የሚጠቅሙ ተሽከርካሪዎች ናቸው ግን በውሃ ላይ ብቻ የሚሰሩ ናቸው ።

መኖሪያ ቤቶች በገጠራማ አካባቢ ላይ እና በከተማ አካባቢዎች አንድ አይነት አይደለም በገጠራማ አካባቢዎች ተራርቀው ይገኛሉ በከተማ ደግሞ ተቀራርበው ይገኛሉ።

በአሁኑ ጊዜ ከለስላሳ መጠጦች ዉጭ ደግሞ ሌላ ታዋቂ እየሆነ የመጣዉ ማልታ ነዉ። ማልታ በጣም ጣፋጭነት ያለዉ መጠጥ ነዉ።

ዘይት በንግድና በተለያዩ ቦታዎች ላይ የሚቀርብ የግብይት ሸቀጥ ሲሆን በአሁኑ ጊዜ በከፍተኛ ዋጋ እየተሸጠ ያለ ሸቀጥ ነው ።